እየጸጉር ስሬት ፋሽን እንግዲህ በተለያዩ ሰዓት እየተቀየረ የመጣ የፀጉርስ ስሬት ፋሽኖች አሉ። የተለያዩ ስናፕ፣ ፌድ አፕ የተለያዩ የምንላቸው የፀጉር አሉ። እንግዲህ ፋሽን ነው እንግዲህ

የኤሌክትሪክ ሃይል መሰረተ ልማት በአሁኑ ሰአት የተስፋፋ ያለእና ለሃገረ እድገት ወሳኝ ሚና ያለውን የኤሌክትሪክ ልማት መሰረተ ልማት በኢትዮጲያ ውስጥ በዝቅተኛ ሁኔታ ቢሆንም አሁን ድረስ ቢሆን እየተስፋፋ ያለ ነገር ነው።

የቤትን ወለል ማስጌጥ እንግድህ ከማስጌጥ ውስቶች አንዱ ነው። እሱም እንግዲህ የተለያዩ ሴራሚኮችን በመግረፍ ሊሆን ዪችላል የተለያዩ ሊሾ

የቤት እቃዎች ማለት ለቤት መገልገያ የምንጠቀምባቸው ምሳሌ የቤት እቃ ምሳሌ ሲኒ፣ ጀበና ቡና ማፍያ የምንጠቀምባቸው የተለያዩ ሳህኔዎች ሊሆኑ ይችላሉ። ምግብ መመገብያ ሳህሎች እና

የወተት ምርት በሱፐርማርኬት እየተሸጠ ያለ ሲሆን የወተት ምርት ለህፃናቶች በቀላሉ መዳረስ የማይችለዉን በከተማ ላይ የወተት ምርትን ለማስፋፋት ይረዳል። የወተት ምርት ለህናት በቀላሉ ለማዳረስ ይረዳል።

ማስታወቂያ በሶሻል ሚዲያዎች ምርትን ማስተዋወቅ በአሁኑ ሰዓት እየተስፋፋ ያለ ነገር ነው። ይህ የማስተዋወቅ ዘዴ በፌስ ቡክ እንዲሁም የተለያዩ ፕላትፎርሞች ተጠቅሞ ምርትን ማስተዋወቅ

አልጋ አልጋ ከቤት ዕቃዎች ውስጥ አንዱ ነው። አልጋ ለመኝታነት የሚያገለግል ሲሆን ከአልጋችን ላይ ፍራሹን በመጨመር የተመቻቸ እንቅልፍን እንዲተኛ ያደርጋል።

ቡዲዝም በህንዱ አካባቢ የተፈጠረ የሐይማኖት አይነት ሲሆን ይህ ሃይማኖት ህንዶች የሚከተሉት ሃይማኖት ነው። ይህ ሃይማኖት ከፍተኛ ማህበረሰብ ተከታይ ያለው ሲሆን እና አስተሳሰቡ ከሌሎች ሃይማኖት ለየት ያለ ነው።

የመጠጥና ፍሳሽ መሰረተ ልማት ለሰው ልጅ መሰረታዊ ልማት ከሚባሉት ውስጥ በተለይ በከተማዎች ውስጥ የውሃ ጥራት አቅርቦት ወሳኝ ነው።

ምግብ ሰውነትን የሚያበረታታ፣ የሚያሳድግና ከበሽታ የሚከላከል የተለያዩ ንጥረ ነገሮችን እንደ ካርቦሃይድሬት፣ ፕሮቲንና ስብ ይዟል።

ባህር ዛፍ እንግዲህ በጣም ጠቃሚና በዚህ አሁን ባለንበት አስፈላጊ የሆነ ነገር ነው። እንግዲህ ባህር ዛፍ ቤት ለመስራት፣ ለማገዶም ሊሆን ይችላል። የተለያዩ የተለያዩ ነገሮችን ለማድረግ የሚጠቀምበት እንግዲህ ዘሩም የገባው በንጉሳችን አጼ ምኒልክ ነው ከጫሞ በጫማው ይዞት የገባው።

በክረምት ወራት እንግዲህ በጣም ከሚመረቱ የግብርና ምርቶች መካከል በጣም ብዙዎች ማለት ይቻላል የሚመረቱት በክረምት ነው። እሱም ለሀገራችን ዋና ኢኮኖሚ መሆን ይታወቃል እንግዲህ ።

የአለባበስ ባህል የአለባብስ ባህል በሀገራችን ኢትዮጵያ የተለያዩ የአለባብስ ባህል ሲኖሩ በጎጃሙ አካባቢ አመትባል ጊዜ ነጭ ልብሶች በመልበስ አመትባልን ማክበር የተለመደ ነው።

መጓጓዣ እና ተሽከርካሪ ማለት ከቦታ ቦታ ለመንቀሳቀስ ከአንድ ቦታ ወደ አንድ ቦታ ከአንድ አገር ወደ አንድ ሀገር ለመንቅቀሳቀስ የሚያገለግሉ ለምሳሌ ታክሲዎች ከቦታ ቦታ ከሠፈር ሠፈር ለመንቀሳቀስ የሚያገለገሉ ተሽከርካሪዎች ይባላሉ። በጣም ወሳኝ ና አለመመዝገቡ አስፈላጊ ነገሮች ናቸው።

አባቶች ታዋቂዎች እና መሪዎች ማለትታዎቂ ሰው ወይም ከሌሎች ሰው አንፃር ተሸይ የሆኑና ለሃገራችን ጠቃሚ ምክሮች የሚሰጡ እንደዚህ ለህፃናት፣ ለወጣቶች እነዚህ ሰዎች ታዋቂ ወይም አባቶችና አባቶችና ይባላል።

ማህበረሰብ እና ቤተሰብ ማለት እንግዲህ ሰዎች ናቸው ። ከሰዎች አልፎ በጣም ብዙ ሲሆኑ ሰዎች ተጠራቅመው ብዙ ሲሆኑ በአንድ ላይ ሲሆኑ እሱ ማህበረሰብ እና ቤተሰብ እለዋለሁ ። ቤተሰብ ማለት ዘመዶች በአንድ ላይ ሲሆኑ ማለት ።

ሎሚ እንግዲህ በጣም እንደሚታወቀዉ በሽታዉ ማራኪ እና ሳቢ የሆነ አትክልት ነዉ። እሱም በሀገራችን ኢትዮጵያም በስፋት ይመረታል።

ነብር ነብር ከዱር እንስሳዎች አንዱ ሲሆን ይህ በአሁኑ ሰዓት በከተማ አካባቢዎች በብዙ ቦታዎች እየጠፋ ያለ እንስሳ ነው። ነብር በሀገራችን ውስጥ በተለያዩ ቦታዎች ውስጥ ይገኛል።

ኔልሰን ማንዴላ አፍሪካ ውስጥ ከሚታወቁ መሪዎች መካከል አንዱ ሲሆን በአፍሪካ ውስጥም እያፓርታይድ አስተሳሰብ እንዲቆምና የነጮችና የጥቁሮች መካከል መከፋፈል እንዲቆም አድርጓል፡፡

ኮምፒውተር እንግዲህ ከኤሌክትሮኒክስ እቃዎች ውስጥ አንዱ ነው። በጣም አስፈላጊና ወሳኝ ነው። በዚህ ሰአት ለሰው ልጅ እንግዲህ በዓለምን ደረጃ በጣም ሁሉ እሚሰሩት በምፒውተር ነው። አስፈላጊና ወሳኝ ነው ለሰው ልጆች።

የኦሮሚያ ክልል አርማ ይህ አርማ ኦሮሚያ ክልል የሚገልጽ ሲሆን ክልሉን የግዳ ስነስርአቱ እንዲሁም ደግሞ እምነቱ ባህሉ የሚያሳይ አርማ ነው። ይህ አርማ በኦሮሚያ ክልል እንዲሁም በሀገሪቱ ትልቅ ቦታ አለው።

የእግር ኳስ ዜና በሀገራችን ዉስጥ ተወዳጅነትን ያገኘ የዜና አይነት ነው:: የእግር ኳስ ዜና በሀገራችን በተለይ በወጣቶች ዘንድ ተደማጭነትን ያገኘ ነው:: በሀገራችን ኢትዮጵያ የተለያዩ ኳስ የዜና ዘገባዎች አሉ::

የአብነት ትምህርት እንግዲህ በሀገራችን በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚሰጥ አንዱ ትልቅ ትምህርት ነው፤ እሱም እንግዲህ ብዙ ሰዎች የተለያዩ መንፈሳዊ የሆኑ ነገሮችን የሚቀስሙበት በጣም ትልቅ ትምህርት የአብነት ትምህርት ነው እንግዲህ።

የአውራምባ ማህበረሰብ እንግዲህ እነዚህ ለየት ያሉ ማህበረሰብ ናቸው። በሃገራችን ኢትዮጵያ በአማራ ክልል በደቡብ ጎንደር ዞን የሚገኙ ናቸው የተለየ ሃይማኖት ያላቸው እምነታቸውም ጠንክሮ መስራት ነው። በጣም ገራሚ ናቸው!

መጠጥ ማለት የሚጠጣ ነገር ለምሳሌ የአክልኮል መጠጥ ሊሆን ይችላል፣ ጠላ፣ ጠላ እሱ በሐገራችን የተለመደና ታዋቂ መጠጥ ነው። በጣም ለሰዎች ለተለያየ ለመዝናናት፣ ለደስታ ለምናምን ብዙ ነገር ለብዙ ነገር የምንጠቀመው ጠላ ነው።

የህፈት መሳሪያዎች እርሳስ ስዕሎችን ለፃናት እንዲሁም ደግሞ ልሰአሊዎች ስዕሎችን ለመሳል እንዲሁም ደግሞ ለተለያዩ ነገሮች ለመቅረጽ ይጠቅማል።

በባህርዳር አካባቢ የሚገኘዉ የአቡነ ሃራ ድንግል ገዳም የምንለዉ እሱ ተፈጥሮ እንግዲህ በጣም ገራሚ የሆነ ተፈጥሮ ነዉ። በጣም ሳቢና ማራኪ ብዙ ሰዎች ድነዉ የሚሄዱበት አቡነ ሃራ ድንግል።

ስዕል እንግዲህ ብዙ ሰአሊዎች በተፈጥሮ የሚሰጣቸው ሰዎች አሉ ጥበብ እንግዲህ አንድ ነገር አስውበው አሳምረው የሚሰጡን በጥበብ ምክንያት ነውና ጥበብ ለሃገራችንን ላለም በጣም አስፈላጊ ነገር ነው።

ይህ ገመድ እንግዲህ የኤሌክትሮኒክስ ገመድ ወሳኝ ነው ።መብራቶችን ለማስተላለፍ አልያዩ ነገሮችን ለመቸረጅ ከአንዱ ዕቃ ወደ ሌላኛው ዕቃ የተለያዩ የመብራት ኃይሎችን ለማስተላለፍ የምንጠቀምበት የኤሌክትሪክ ገመድ ነው።

ባህር ዛፍ በአጭር ጊዜ ውስጥ ትልቅ ቁመት በመድረሱ የአፈር መሸርሸርን ለመከላከልና የተራቆቱ መሬቶችን መልሶ ለማልማት በስፋት የሚተከል የዛፍ ዝርያ ነው።

የሸቀጥ ንግደ ለሀገራችን ከፍተኛ ሚና ያለው ሲሆን ገበሬዎች ምርታቸውን ሽጠው እንዲሁም ደግሞ የሚያስፈልጋቸውን ዕቃ የሚያገኙበት ዘዴ ነው:: ይህ የሸቀጥ ንግድ ገበሬዎች ምርትን ከገበያ ያገኙ ዘንድ ይረዳል::

አነስተኛ በጀት ቢኖርም በጥንቃቄ በተመረጡ የማስጌጫ ዕቃዎች ቆንጆና ማራኪ ቦታ መፍጠር ይቻላል

ሎሽን ሎሽን ሴቶች ለመዋቢያነት ከሚጠቀሙት የመዋቢያ እቃዎች ውስጥ አንዱ ነው። ሎሽን ሴቶች ሰውነታቸው ነጭ ወይም ቡላ እንዳይሆን የሚከላከልላቸው ውበታቸው እንደተጠበቀ አምሮባቸው እንዲቆዩ ያደርጋል።

በደቡብ ሃገረ ክፍል የሚገኘው የሃመር ማህበረሰብ የራሱ የሆነ ባህል እምነትና የራሱ የሆነ የአኗኗር ዘይቤያለው ሲሆን በሀገራችን ኢትዮጵያ ለቱሪዝም መስህብነት እያገለገለ ያለ ማህበረሰብ ነው።

የሽንኩርት መፍጫ ማሽን ለሽንኩርት መፍቻ የሚያገለግል ማሽን ነው። ይህን ሲምፕል ማሽን ሲሆን ያለምንም ኢነርጂ መስራት የሚችል የተወሰነ ኃይል በመጠቀም በጣም ብዙ ሽንኩርቶችን ባንዴ ለመፍጨት ይረዳል።

ቡና መጠጥ እንግዲህ በሀገራችን የተለመደ እና ዋና መጠጥ ነዉ። በአሁኑ ሰዓት ቡና የሀገራችን የገቢ ምንጭ የሆነ እና ሲጠጡት አስደሳች እና ሲጠጡት ደስ የሚል መጠጥ ነዉ።

ቤትና መኖሪያ ቤት ማለት ለሰው ልጅ መሰረታዊ ነገር ማለት ነው። የሰው ልጅ ያለ ቤትና ያለመኖሪያ ቤት እንደማይኖር ይታወቃል እሱም ቤትና መኖሪያ ቤት ምግብ ለብስ ውሃ እነዚህ በጣም አስፈላጊ ከሆነ ነገሮች አንዱ ናቸው።

የስራ ማስታወቂያ በአገራችን ኢትዮጵያ የስራ ማስታወቂያ ሰዎች ስራን የማስታወቅ ሰዎች ስራ እንዲያገኙ የሚረዳ ነው።

ሙዚቃ እንግዲህ አስቻለዉ አንዱ በጎጃም ታዋቂና ዝነኛ የሆነ ሙዚቀኛ ነዉ። እሱም ዘንድሮ በ2017 ያወጣዉ ሙዚቃ "አሞራዉ ካሞራዉ" የሚለዉ በጣም አዝናኝ እና ተወዳጅ ሙዚቃ ነዉ።

ቡና ቤቶችና ምግብ ቤቶች ሰዎች የሚገናኙበት፣ የሚዝናኑበትና የተለያዩ መጠጦችንና ምግቦችን የሚቀምሱበት ማህበራዊና ኢኮኖሚያዊ ስፍራዎች ናቸው።

በአሁኑ ጊዜ ካሉት ሃይማኖቶች ውስጥ የተለያዩ ሃይማኖቶች አሉ። እና ብዙ ግዜ የሃይማኖቶቹ ብዛት እየጨመረ ይገኛል። ከቅርብ ጊዜ ጀምሮ የሀይማኖቶች ቁጥር እየጨመረ መጥቷል ፍቅር ሲይዝም አዲስ ሃይማኖት ነው።

ቤት የፈጠራና የህልሞች መነሻ በመሆን ለእድገትና ለብልጽግና መሰረት ይጥላል፤ መኖሪያ ቤት ግን በቀላሉ አንድ ሰው ወይም ቤተሰብ የሚኖርበትን ቦታ ያመላክታል።

ባህል ከትውልድ ወደ ትውልድ የሚተላለፍ ሲሆን የህብረተሰብን ማንነትና ታሪክ ጠብቆ ለማቆየት ወሳኝ ሚና ይጫወታል።

እዚህ ጋር መሽናት ክልክል ነው የሚል ማስታወቂያ ልጥፋቶች በኢትዮጵያ የተለመደ ነው። ይህ በኢትዮጵያ ውስጥ አጉል ልማድ ለማስቀረት ይረዳል። አካባቢንም ንጹህ ለማድረግ ይረዳል።

የመብራት መሰረታዊ አገልግሎት እንግዲህ እንደ ሃገርም በአለም ደረጃ ሰፋ ያለ አገልግሎት እየሰጠ ያለአገልግሎት ነው ። ከከተሞችም ወደ ገጠርአማ አካባቢወች እየተስፋፋ ያለ መሰረተ ልማት ነው የመብራት አገልግሎት።

እቁብ እንግዲህ የአንዱ የማህበረሰብ አካል ሲሆን በመቆጠብና ብሮችን በየሳምንቱ ወይም ደሞ በወሩ ሊሆን ይችላል ።ሰዎች የተለያየ ችግር ሲገጥማቸው እገዛ የሚያደርግ ነው

የቡና ንግድ በኢትዮጵያ ዉስጥ በጣም ትልቅ ቦታ የሚሰጠዉ ነዉ። የቡና ንግድ ወደ ዉጭ ሀገር ቡናዎችን በማስተላለፍ እንዲሁም ደግሞ አገር ዉስጥ የቡና ንግድ ማከናወን ነዉ። ቡና ለኢትዮጵያ ትልቅ ጥቅም አለዉ።

ንግድ የኢኮኖሚ እድገት ዋና አንቀሳቃሽ ሲሆን የስራ ዕድል በመፍጠርና የኑሮ ደረጃን በማሻሻል አስተዋጽኦ ያደርጋል።

ማህበረሰብ የጋራ እሴቶችና ግቦች ያላቸው የሰዎች ስብስብ ሲሆን ቤተሰብ ደግሞ የቅርብ ዝምድና ያላቸውና አብረው የሚኖሩ ሰዎች ናቸው።

ምግብ ሰውነትን የሚያበረታታ፣ የሚያሳድግና ከበሽታ የሚከላከል የተለያዩ ንጥረ ነገሮችን እንደ ካርቦሃይድሬት፣ ፕሮቲንና ስብ ይዟል

አውቶቡስ የምንለው እንግዲህ ከቦታ ቦታ ለመንቀሳቀስ የምንጠቀምበት የተሽከርካሪ አይነት ነው። እሱም የተለያዩ ሀገር ረዘም ያለ ቦታ ስንሄድ የምንጠቀምበት ነው።

ቴዎድሮስ ቴዎድሮስ በአገራችን ታዋቂ ከሚባሉት መሪዎች ውስጥ አንዱ ንጉስ ሀገራችን ወደ ዘመናዊነት ልያራምድ ከሚለፉ መንግሥታት መሪዎች ውስጥ አንዱ ነው። ቴድሮስ በአገራቸው ውስጥ ትልቅ ተሳትፎን አድርጓል።

ቲማቲም ከሱፐር ማርኬት ምርቶች ውስጥ አንዱ ነው። እሱ በጣም ወሳኝና አስፈላጊ ቲማቲም የተለያዩ ብቻውን ከመሰራቱ በተጨማሪ ለተለያዩ አብሮ መስሪያ እንጠቀምበታለን ለዶሮ ወጥ ለምናምን በጣም ወሳኝ ነው።

ሸበጥ ጫማ ሸበጥ ጫማ በሀገራችን በገጠራማ አካባቢዎች አገልግሎት እየሰጠ ያለ ለጠጠራማ ቦታዎች ምቹ የሆነ አገልግሎት የሚሰጥ ጫማ አይነት ነው ።ሸበጥ ጫማ

የህክምና አገልግሎት ለሰው ልጆች መሰረታዊ አገልግሎት ሲሆን የግድ ሊያገኙት የሚገና ነገር ነው። የህክምና አገልግሎት ከምንላቸው ውስጥ ድንገተኛ አገልግሎት እንዲሁም ደግሞ የኦፐሬሽን አገልግሎትን ያካትታል።

በጎጃምና አካባቢው ቤተሰብ የሚሰጠው ግምት በጣም ከፍተኛ ነው። በቤተሰብ መካከል ወንድም፣ እህት እንዲሁም ደግሞ አጎት፣ አክስቶች አሉ። በቤተሰቦች መካከል ሰላም ፍቅር

ከአትክልት ፍራፍሬ ለምሳሌ ጎመን ለሰው ልጅ ወሳኝና አስፈላጊ የሆነ ነገር ነው የጎመን ዝርያዎች ብዙ የጎመን ዝርያዎች አሉ ሀበሻ ጎመን ጥቅል ጎመን እንዲሁም ብዙ ብዙ ጎመኖች አሉት በጣም ወሳኝ ምግብ ናቸው ::

ማህበራዊ ሚዲያ ማለት የተለያዩ ሚድያዎች ዜናዎች የተለያዩ አዲሶች የተለያዩ ነገሮች ሚለቀቁበት ለምሳሌ ዮቲቭ፣ ቲክቴክ፣ ቴሌግራም ፣እንስታግራም የተለያዩ ነገሮችን ሚለቀቁበት ማህበራዊ ሚዲያ እንለዋለን።

ግብርና የሰው ልጅ የምግብ ፍላጎትን ለማሟላት የሚያከናውነው የእርሻና የእንስሳት እርባታን ያካተተ ሰፊ የኢኮኖሚ ዘርፍ ነው።

ዶክተር አብይ አህመድ በኢትዮጵያ ታዋቂ መሪ ሲሆኑ ኢትዮጵያን በአሁኑ ሰአት እየመሩ ይገኛሉ። ዶክተር አብይ አህመድ የኢትዮጵያ ታላቅ መሪ ናቸው። በብልጽግና ፓርቲ አገሪቱን እየመሩ ይገኛሉ።

በሀገራችን መሰረተ ትምህርት ቀደም ብሎ መሰጠት የጀመረ ሲሆን ዕድሜያችሁ ለገፋና ህጻና ትምርትን በቀላሉ ማግኘት ለማይችሉ ሰዎች ትምህርትን ተደራሽ የማድረግ ዘዴ ነው ይህ መሰረተ ትምህርት በሀገራችን መሰጠት ከቆየ ቆይቷል ::

እስፕራይት መጠጥ እንግዲ ተላጊ እና ጣፋጭ ደስ የሚል ጥሩ መጠጥ ነው፡፡ እስፕራይት እንግዲ ከሌሎች መጠጥ ጋር ሲታይ ጥሩ ይሆነ እና ብዙ ተወዳጅነትን ያገኛ መጠጥ ነው፡፡

የሱፐርማርኬት ምርቶች ማለት የተለያየ ምርቶች አሉበት፤ አልባሳቶች ሊሆን ይችላል የተለያዩ ሊሆን ይችላሉ ብዙ ነገር ያለበት ቦታ ሱፐርማርኬትን እንለዋለን እና ለሃገራችን በጣም ወሳኝ የሆነ ነገር ነው፡፡

ሾላ አንድ እፅዋት ነዉ። እሱም እንግዲህ በወንዝ ዳር አካባቢ የሚበቅል ነዉ። እሱም ለከብቶች አብዛኛዉን ጊዜ ከብቶች ለምግብነት ይጠቀሙበታል። እንዲሁም ጦጣዎችም ፍሬዉን ለምግብነት ይጠቀሙታል።

ትምህርት እንግዲህ ብዙ አይነት የትምህርት አይነት አለ እሱም የኮምፒውተር ሳይንስ ሊሆን ይችላል። የኮምፒውተር ሳይንስ ዲፓርትመንት የምንለው የተለያዩ የኮምፒውተር ነክ የሆኑ ነገሮችን ለመስራት የተለያዩ ጠቃሚ ነገሮችን ለመስራት አስፈላጊ ነው።

ከቀን ስራዎች እንግዲህ አንዱ ቀለም የመቀባት ስራ ነው እሱም ህንፃዎችን እና የተለያዩ ቤቶችን፥ ግቢዎችን የማስዋብ ስራ ነው ፤ የቀን ስራ በአሁኑ ሰዓት በጣም ተፈላጊና ለሰዎችም አስፈላጊ የሆነ ስራ ነው።

የቀን ውሎ ስራዎች ማለትም በቀን ውሏችን የምንከፍልበት ማለት ነው። ይህ የቀን ውሎ ስራ ቀን ሙሉ ሰርተን ቀን የአንድ ቀን ውሏችን ታስቦ እዛው በሰራንው ልክ የሚከፈልበት ማለት ነው።

የጆሮ ጌጥ እንግዲህ በሀገራችን ኢትዮጵያ ሴቶች የሚያደርጉት ጌጥ ነው። እሱም እንግዲህ ሴቶች ለመዋብ ወይም ወንዶችን እንግድህ ለማማለል ሲሉ የሚያደርጉት ነው።

በአሁኑ ሰዓት ፌስቡክን ተጠቅሞ ማስታወቂያ መስራት እና ገንዘብን ማግኘት የተለመደ ሆኗል ። በፌስቡክ ተጠቅሞ ድርጅቶችን ማስተዋወቅ እና ገንዘብን ማግኘት ወጣቶች የተሰማሩበት ስራ ነው ።

የቢሮ እቃ የሆነው ዶሴ ዶሴ ወይም የመረጃ ማስቀመጫ መረጃን ለማስቀመጥ ይጠቀሙበታል። የተለያዩ ወረቀቶችን መረጃዎችን በአንድ ላይ ሰብስቦ በዶሴ አምቆ ማኖር የተለመደ ነው።

ሴቶች ራሳቸዉን ለማስጌጥ የተለያዩ የማስጌጫ የዉበት መሳሪያዎችን ይጠቀማሉ። ቅባቶችን እንዲሁም ደግሞ ኮስሞቲክሶችን ይጠቀማሉ። ሴቶች ይህንን ተጠቅመዉ ራሳቸዉን ማስዋብ ወይም ማስጌጥ ይችላሉ።

እንግዲህ ገበያ ላይ ተገናኝቶ ነገሮችን፣ ብሮችን መለዋወጥ፤ ሀሳቦች መለዋወጥ ብርና የተለያዩ ግብርና ነክ የሆኑ ነገሮችን መለዋወጥ እሱ ግብይት እንለዋለን።

አባ ገብረኪዳን እንግዲህ በጣም ታዋቂ እና በኢትዮጵያ ኦርቶዶክስ ቤተክርስትያን ታዋቂ የሆኑ አባት ናቸው። የተለያዩ አስተምሮቶችን መንፈሳዊ የሆኑ ትምህርቶች ይሰጣሉ። በጣም ታዋቂ እና ደስ የሚሉ አባት ናቸው።

የኢትዮጵያ ባንዲራ እንግዲህ በቀለሙ ለየት ያለ እና ውብ ሳቢ በአለም ደረጃ በጣም ታዋቂ የሆነ ባንዲራ ነው እሱም አረንጓዴ ቢጫ ቀይ የሆነ ባንዲራ ነው በጣም እንግዲህ በጣም ታዋቂ ሰፋ ያለ ስም ያለው ነው።

ወንበር በጣም ወሳኝና አስፈላጊ የሆነ እቃ ነው ።እሱም እንደልባችን ከቦታ ቦታ እንቀሳቀስን ለመገልገያ የምንጠቀምበት እቃ ነው ።በጣም ወሳኝ እና አስፈላጊ የሆነ እቃ ነው። እንግዲህ ወንበር

የቤት እቃዎች የሆኑትን የቤት እቃዎች የሆኑትን የእንጨት ስራ ጣውላ እንጨቶችን በመጠቀም ለቤት ውበት ወይም ማስጌጫነት የሚያገለግሉ እቃዎች መስራት የቤት እቃ

በሀገራችን በሰሃራ በረሃ ላይ የሚያልፉት ስደቶች ተስፋፍተዋል በሀገራችን ወደ ሌሎች አገሮች የሚያልፉት ወጣቶች ከበፊቱም የነበረ ሲሆን በአሁኑ ሰዓት በጣም እየተስፋፋ ይገኛል።

ገበሬዎች እና ነጋዴዎች ግብይትን ወደ ገበያ በመገናኘት ያደርጋሉ ግብይትን ሲፈጽሙ ገበሬው ያመረተውን ለነጋዴው በማስረከብ ነጋዴው ደግሞ ገበሬውን ተረክቦ እሱ ያመረተው ወይም ደግሞ የገዛውን ይሸጥላቸዋል።

ስፖርት ማለት ለሰዉ ልጅ ወሳኝ የሆነ ነገር ጤናን ለመጠበቅ ከተለያዩ በሽታዎች ለመራቅ በጣም አስፈላጊ የሆነ ነገር ነዉ። ስፖርት እንግዳህ እንደ ለገራችን አይነት በጣም ለሰዉ ልጅ አስፈላጊዉ ነገር በጣም ወሳኙ ነገር ነዉ።

የማኔጅመንት ትምህርት እንግድህ በሰዓቱ በጣም ተፈላጊ ትምህርት ነው በሀገራችን በማርኬቱ ደረጃ በጣም አስፈላጊ የሆነ ትምህርት ነው በግቢም በግል ኮሌጅም በግል ኮሌጆች የሚሰጥ አይነት ትምህርት ነው። በጣም አስፈላጊ ትምህርት ነው።

የልማት የብልጽግና ፓርቲ የነበረው አምና ላይ አምፖል ሲሆን ይህንን አርማ ለብልፅግና ፓርቲ መለያ አድርገው የኢትዮጵያ ፓርቲ ብልጽግና ተጠቅሞታል።

ዝግባ :- ዝግባ የሀገራችን አገር በቀልል የሆነ እፅዋት ሲሆን ለአገራችን የተለያዩ ድባብን እና ጌጥን እንዳሁም ለህክምና አገልግሎት የሚገኝና የሚሰጥ እፅዋት ነዉ። ይህ እፅዋት በአሁኑ እየጠፋ እየተመናመነ ይገኛል።

ብርቱካን:- ብርቱካን ሲመገቡት በጣም ደስ የሚል እና ጣፋጭ ነዉ። እንግዲህ እሱም በአገራችን ታዋቂ የሆነ ምግብ ነዉ። ጣፋጭ ነዉ በሽታን ለመከላከል ጠቃሚ ከሆኑ አትክልቶች ዉስጥ አንዱ ነዉ።

ሽንኩርት እንግዲህ ከሱፐርማርኬት ምርቶች መካከል አንዱ ነው እንግዲህ በጣም በሀገራችን በጣም ሰፋ ያለ ምርት የሚመረጡበት አንዱ የግብርና ምርት ከሆኑ ውስጥ እንግዲህ የሽንኩርት ነው ሽንኩርት እንግዲህ ደቡብ ጎንደር ፎገራ ወረዳ አካባቢ ይመረታል።

ብልጽግና ፓርቲ እንግዲህ የዘመኑ የሀገራችን ፓርቲ ነው። እሱም በጣም ከሌሎች ፓርቲዎች አንጻር በጣም ወሳኝና አስፈላጊ ፓርቲ ነው። ብልጽግና ፓርቲ እንግዲህ በጣም ጠቃሚ ነው።

ሃይማኖት ማለት እንግዲህ የአንድ ሰው ማንነቱ መገለጫ ነው በሀገራችን ብዙ ሃይማኖቶች አሉ ከነዚህ ውስጥ ዋናዎቹ ኦርቶዶክስ እና የእስልምና ሃይማኖት ናቸው እነሱም ዋናና አንጋፋ የሚባሉ በሀገራችን ታዋቂ የሆኑ ሃይማኖቶች ናቸው።

ምግብ ለሰው ልጅ ወሳኝና መሠረታዊ ነገር ነው ምግብ ለሰው ልጅ ከሦስት መሰረታዊ ነገሮች ውስጥ አንዱ ነው የሰው ልጅ ለማደግ በጣም ጠቃሚ ነው።

እንግዲህ ጥሩ ህይወት ለመኖር ሲባል ሰዎች ከቦታ ወደ ቦታ ይሰደዳሉ። ከገጠር ወደ ከተማ ብዙ ጊዜ ሰዎች ይሰደዳሉ። እሱም ጥሩ ኑሮ ለመኖር እና ህይወትን ለማሸነፍ ብሎ የሚሰደዱ ሰዎች አሉ።

የዳቦ ማሽን እንግዲህ ዳቦን ለማምረት የምንጠቀምበት ብዙውን ጊዜ በዩኒቨርሲቲዎች ወጣ ብሎ ደሞ ወደ ከተማ አካባቢ ደሞ እነዚ ነጋዴዎች የዳቦ ነጋዴዎች የሚጠቀሙበት ማሽን እንግዲህ እሱን የዳቦማሽን እንለዋለን።

የምንላቸው እንግዲህ የሰው ልጅ ከሰው ፊት ለመቅረብ ተውቦ የሚቀርብባቸው ለምሳሌ የፀጉር ቅባቶች የተለያዩ ብዙ ነገሮች የጆሮ ጌጦች እና ለሰው ልጅ በጣም አስፈላጊና ወሳኝ ነገሮች ናቸው።

የጴንጤ ሀይማኖት እንግዲህ አሁን በሀገራችን በኢትዮጵያም ያለ ሀይማኖት ነው። እሱም ሀይማኖት እንግዲህ ያው የሚያምኑ የእመቤታችን ድንግል ማሪያምን ክደው ነው የሚያምኑት እንግዲህ እሱ ሀይማኖት በሀገራችን የተለመደ ነው አልፎ አልፎ

አትክልት እና ፍራፍሬ ማለት ለሰው ልጅ ጠቃሚ የሆነ ነገር እና ለጤና፤ ለሰው ልጅ ጤና አስፈላጊ እና ወሳኝ የሆነ ነገር ነው። እነዚህም እነ ብርቱካን፣ ሙዝ፣ ፓፓያ፣ አቮካዶ፤ የተለያዩ የአትክልት እና ፍራፍሬ ዝርያዎች አሉ። እሱም በጣም ጠቃሚ እና ወሳኝ ነው።

የአስኳላ ትምህርት እንግዲህ እንደ ሀገርም እንደ ዓለምም አቀፍ ደረጃ ዋና ወሳኝ ትምህርት ነው። ይህ ትምህርት እንግዲህ ትምህርት ማለት የአንድ ሀገር የጀርባ አጥንት ማለት ነው። የአሰኳላ ትምህርት ነው። የአስኳላ ትምህርት እንግዲህ ብዙ ትምህርቶቾ ይሰጣል ዶክተር፥ ኮምፕዩተር ሳይንስ ብዙ ትምህርቶች ይሰጣል።

ጸጉር እንግዲህ ለሰው ልጅ ወሳኝ እና ዋና ነገር ነው እሱም የጸጉር የሰዎችን ዉበት ለመጨመር አስፈላጊ እና ወሳኝ ከሆኑ ነገሮች ዉስጥ አንዱ ጸጉር ጸጉር ነው በተለይም በሃገራችን ለሴቶች በጣም ጠቃሚ ነው።

ኢንጆሪ እንግዲህ አንዱ አትክልት እና ፍራፍሬ ነው እሱም በጣም ጣፋጭ እና ደስ የሚል አዝናኝ አትክልት ነው። እሱ እንግዲህ አይገኝም በሃገራችን ግን በጣም ደስ የሚል ፍራፍሬ ነው።

ሚኒሻዎች በሃገራችን ትልቅ ሚና አላቸው። ሚኒሻ በሃገራችን ኢትዮጵያ ህግን በማስከበር ሁኔታ ትልቅ ሚና እየተጫወቱ ይገኛሉ። በሃገራችን ኢትዮጵያ የሚኒሻዎች ጥቅም ዘርፈ ብዙ ነው።

በሀገራችን ቡና ቤቶች ወይም ደግሞ ምግብ ቤቶች ለምሳሌ በሀገራችን ባህር ዳር ብዙ የተለያዩ ምግብ ቤቶች አሉ። እሱም ጤና ምግብ ቤት አንዱ ነው።

ተፈጥሮና አካባቢ ተፈጥሮና አካባቢ ማለትበቃ የተለያዩ ነገሮች ያሉበት ሰዎች ከብቶች ቤቶች ህንፃዎች ሌላም ብዙ ብዙ ነገር ያሉበት ተፈጥሮና አካባቢ ይባላል። ምሳሌ አገራችን ኢትዮጵያ ብዙ ነገሮች አሏት። ጫካዎች ጋራዎች ሸንተረሮች እነዚህ አሏት አገራችን ኢትዮጵያ።

የከብት ንግድ የምንለው ከብቶችን ከገበሬዎች በመግዛት ለከተማ ለእርድ እንዲሁም ደግሞ ወደሌላ አካባቢ ለእርሻም ሆነ ማጓጓዝ እና ለተለያዩ ስራዎች ማዋል ነው። የከብት ንግድ በኢትዮጵያ ውስጥ ትልቅ ቦታ አለው።

መዋቢያዎች ወይም የውበት መጠበቂያዎች የምንላቸው የተለያዩ እራሳችን የምናስውውብበት ለምሳሌ ቅባቶች ሊሆኑ ይችላሉ ልብሶች ጫማዎች ሊሆኑ ይችላሉ። እራሳችንን የምናስውውብበት ነገር መዋቢያዎችና የውበት መጠበቂያዎች።